ዜና ማለት የተመረጠ ድምፅ ያለው የተማረ አንድ ሰው በእለተእለት የሚደረጉ አዳዲስ ፖለቲካዊ ፣ ሃይማኖታዊ ና ሌሎችን አለማቀፍ የሆኑ ነገሮችን ለህብረተሰቡ የሚዳረስበት የመሠረተልማት አውታር ነው ።

መጽሃፍት መጽሄት እና ጋዜጣዎች። አንድ ሰው በየትም ብሎ በየትም ለፍቶ የፃፋቸውን ትልቅ የዕውቀት መደብሮች አንድ ላይ የምናገኝበት የክምችት ቦታ እንደማለት ነው።

ትምህርት ማለት ተፈጥሮን እና የተለያዩ መፅሐፍትን እንዲዋጅ በተደራጀ የትምህርት ይዘት የተለያዩ ነገሮችን ቀስሞ ራስን ምናሻሽልብት መንገድ ማለት ነው ።

ታዋቂ መሪዎች አባቶች እንደ እነ አፄ ሚኒሊክ እንደ እነ አፄ ቴወድሮስ እና እንደ እነ አፄ ፋሲለደስ የመሳሰሉትን ትላልቅ በእዉቀት እና በፖለቲካዉ ዘርፍ የመጠቁ ሰዎችን ተጠቃሽ ያደርጋል።